እዚህ ላይ የምናየው የተቀረበ ዜና ነው የአማራ ሚድያ ኮርፖሬሽን ማለት ነው የህክምና ቁሳቁስ ድጋፍ የዘመለከተ የሚያሳይ መድኃኒቶች በካርቶን ውስጥ ሆኖ ሆነው ተደርድረው እንመለከታለን ከአንድ ሚሊዮን ብር በላይ የሚገመት ቁሳቁስ የኢትዮጵያ ቀይመስቀል ማህበር እንደደገፈ ነው የሚናገረው እና ይህ ቀይ መስቀል ምን አይነት ማህበር ይመስላቸዋል?

በምስሉ ላይ የምንመለከተው መናፈሻ እና መዝናኛ ሲሆን የውሀው ከለር ውሃ ሰማያዊ ይመስላል እና ዙሪያውን የተለያዩ የሳር ክዳን ያላቸው አሸዎችን እንመለከታለን አረንጓዴ የጽዋት ዙሪያውን እንመለከታለን እና በጣም ደስ የሚል ሲሆን ይህ ቦታ የት አካባቢ ነው?

በምስሉ የምንመለከተው አዳራሽ ውስጥ የተለያዩ ወንበሮች እና ጠረጴዛዎች ተደርድረው እንመለከታለን ለዝግጅት የተደረደሩ ይመስላሉ በጣም ሰፊ አዳራሽ ነው። እና ይህ አዳራሽ ምን ያክል ሰዎችን ይይዛል ብላችሁ ታስባላችሁ?

በምስሉ የምንመለከታቸው ቤተሰዎች ስሆኖ ሁለት ልጆች ወንዱትክፏል አንዱ እንደሞሷትአክፋ አንዱን በግራበ ኩል እንዴቆመ ከፈርጋይ ይዘዋለች ማለት ነው እና አንግዲህ በማይበረ ሰብን ለመግንባት ቤተሰበ አስፈላጊ ነው አነዚህ ፎቶ እየተነሱ መስሉ ልጆቹ እመንታ ይመስሏቸው፡፡

በጣም ደስ የሚል በምልስሉ ላይ ጀልባ እንመለከታለን አደሩ በጣም ደስ አካባቢ እንመለከታለን

በምስሉ ላይ ተሰብስቦ የሚመለከቱት አንዲትን ጥበብና ባህል ፋሽን የምታሳይ ሴት እንመለከታለን ማለት ነው እና የተለያየ ጥልፍ ያለበት ልብስ ለብሳለች መቀነታ ታጥቃለች ወገቧ ላይ ይቺ ሴት የየትን ባህል እያስታወቀች ይመስላቸዋል?

በምስሉ የምንመለከተው እንግዲህ በብርጭቆ ውስጥ ተቀምሞ ከተለያዩ እፅዋቶች ተቀምሞ ነው ምናየው። ዝንጅብል ከጎን ይታየናል። ዝንጅብሉ ተጨምሮበታል፤ ሎሚም እንደዚሁ ሌላ እጽዋትም ይታየናል ማለት ነው። ይህ ባህላዊ ህክምናን ይገልጻል። እና ለምን መድኃኒትነት እየቀመሙ ይመስላቸዋል?

በምስሉ የምንመለከተው ቦታ እንግዲህ ከተማ ነው። ጫካዎች አሉ ቆርቆሮዎች ይበዙታል። እና ደግሞ ማዱ ላይ ደመናማ ቦታ እንመለከታለን ማለት ነው። እና መልካም ምድሩ በጣም ደስ የሚል ሜዲያማ ቦታ ነው በአብዛሃኛው እና ይህ ቦታ የት አካባቢ ነው?

በምስሉ የንመለከተው ከእፅዋዕት ዓይነቶች መካከል አንዱ የሆነው ነጭ ሽንኩርት ይመስላል። እንግዲህ የተወሰነው ቆዳው ተቀርፍቶ ወጥቶ መጭ ግንዱና የቀረው እናቅጠሎ ወዴታች ራሱ የተወሰነ ቀርቷል ማለትነ ነጭ ሽንኩርት ቤተኛው አካባቢ ይበቅላል?

በምስሉ ለይ ፃናቶች ሁሉም እቃ ይዘው ምግብ አሠራር ታስተምራቸው ይመስላል ሴትየዋ ጋር ይታያሉ ማለት ነው የተለያዩ ነገሮች የቀርበዋል የምግብ አሰራር ልታሳያቸው ይመስላል። የሴትዮ ስም ማን ይባላል?

በምስሉ የምንመለከተው ህፃን እንዲህ የተለያዩ ማስታወቂያዎች ተለትፈውበታል። በላዩ ታፔልላ ማለት ነው ፎቶ ስቱዲዮ አለ፣ የጥርስ ክሊኒክ አለ፣ ለገባያ ማይከል አለ፣ መድኒት ቤት አለ እና ብዙ ነገሮችን ይዟል። ይሄ ህንፃ እና ማስታወቂያዎች ናቸውን ሙሉ በሙሉ የምንመለከታቸውን፤ ማስታወቂያዎች ለምን ይጠቅማሉ?

በምስሉምን መለከተው ሊቃውንቱ ወረብ እያ ቀረቡ ይመስላል እና የተለያዩ ባንድራዎች አሉ በዚህ ባህል ላይ ን የተለያየ በንድራ መስቀሉ እምንን ያስመለከታ ይመስላቸዋል፡፡

በምስሉላይህምንመለከተዋ በአሜራ የሚደው ክርፖቴሽን የተላለፈ ዜና ሲሆን ሶሳ ከንሰ ሰባት የላለ ሰዓቱ እና በሕግ ማስከበርና በህልው እና ዘመቻ የተከፍር መሷይትነት ለኢትዮጵያ ውዕላዊነትእና አንድነት የሚል ዜናአ ነው ይህን ያስተላለፈው ሰው በምስሉላይምንመለከተው ስሙ ማን ይባላል?

በዚህ ምስላይ የምንም መለከተው አዝ እርት ወንምደሞ በግብር ነኋለም የሚመረት አዝ እርት ሲሆን ስንዴ ይባላል እና እንግዲህ ለፍሬነት ደርሷል ከአሁን በኋላትን ሽኖሚከረው ደርቆ ለመሰብሰውን ማለትን ስንዴ ለማምረት እየትኛው አካባቢ ተስማሚ መስላቸዋል

በምስሎ የምንም መለከታት የአዋፍ ዝርያ ስጥቶን ክንፍእና ክምኳ ቀይ ቀለም ጥቁር ንድውም ነጭቀለም አለባት። ልፎ አልፎ እና የሆነ እግሮ ተንጨፋሩ ነው እየበረበቻ አለት ።ሌላው ክፋሊሞ የሆነ ነጣ ያለጸጉራ ላት ከሽንጦ ስከ ራሷ ያሉ የወፏ ስምን ይባላል?

በምስሉ የምንመለከታቸው የተለያዩ አትክልቶች እና ፍራፍሪዎች ናቸው፡፡ ከእነዚህ መካከል ትንሽ ኤቨንጠቅስ ብርቱካን አለ ጎመን አለ ሎሚ አለ እለዚውን ደግሞ ድንች ቲማቲ ምንመለከታለን ማለት ነው ለምንጥቅ ከሚወላሉ እነዚህ ፍራፍሪዎች....

በዚህ ምስል ላይ የምንም መለከታት የቢትት መኪና ስጥትሆን ከመጓጓዣዎች መካከል አንዷ ናት ማለት ነው እቼ የቤት መኪና ምኛአክል ሰዎችን ተይዛለች ብላችሁ ታስባላችሁ በአሁኑ ሰዓት እስ ምኔአክል ወጭ ታስወጣለች ምንአክል ብር ትሸጣለች?

በምስሉ የምንመለከታቸው የተለያዩ ማስጀጫዎች በገመድ ታንተልጥለው እንመለከታለን። በክብ ቅርዝ የተሰሩ ማለት ነው የተለያዩ ቀለማቶችን ኢዛዋል ሰማያዊ ቀይና ነጭ እንደሁም ደግሞ ፒንክ እንዲሁም ደግሞ ሰማያዊ ሳያን የምንለው ማለት ነው ከስር ደግሞ ዘርፍ ዘርፍ ነገር አላቸው እነዚህ እንዲች ይዘጋጅ ሉብላች ታስባላቸሁ?

በምስሉ ላይ የምንመለከተው የዱርእንስሳ ነው። እዙሪያውን ጫካና ፊት ለፊቱ ላይ ሳር ነገር እንመለከታለን። እና ጅራድራ ጅመው መሬትነክባር እንደሚናዩ ከለሩ ጉሬዛን የዚህ እንስሳ ስምን እንድሁት አቃላቸው?